እስልምና ይህ የሃይማኖት አይነት በሃገራችን በአስራሰድስተኛው መቶ ክፍለ ዘመን የገባ ሲሆን ይህ በተለያዩ የሀገራችን ክፍል ተሰራጭቶ ይገኛል ።በኢትዮጵያ ዘንድ እስልምና ክርስቲያኑ ተስማምቶ የሚኖርበት ሀገር ነው ።

አቮካዶ። ይህ የአቮካዶ ምርት በተለይም በሀገራችን የሚታውቁ የፍራፍሬ አይነቶች መካክለ የሚጠቀስ ሲሆን በጣም ጣፋጭ እና ለሰዎች ጤና አስፈላጊ ከሆኑት የምግብ አይነቶች መካከል አንዱ ሲሆን ይህ ይጠቀሳል። እናም ብዙ ጥቅሞች አሉት።

ድምጽ ማጉያ ይህ መሣሪያ በተለያዩ በተለይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዘንድ በጉልላት ላይ ተሰቅሎ የሚገኝና የተለያዩ የቅዳሴ ስርዓትን ለማስተላለፊያ የምንጠቀምበት የመሳሪያ አይነት ነው። ይህ ጠቃሚ መሣሪያ ነው!

ኩዋርትዝ ይህ የቀለም አይነት የምንለው ቤትን ለመቀባት ከምንጠቀምባቸው ሸካራ ሆኖ የሚቀረው ልዩ ውበት ከሚሰጠው የቀለም መቀቢያ መንገዶች መካከል የምጠቀመው አንዱ ነው።

የትምህርት መሠረተ ልማቱ በሀገራችን እየተስፋፋ ሲሆን ይህም በአሁኑ ሰአት እየታወቀ ያለ መሰረተ ልማትና በሀገራችን እየተስፋፋ የሚገኝ የመሰረተ ልማት አይነት ነው። በተለይ በገጠር አካባቢ መስፋፋት ያለበትና በጣም መሰራት ያለበት ቦታ ነው።

የማር ንግድ ይህ የንግድ ዓይነት በሀገራችን በተለያዩ ቦታዎች እየተስፋፋ የመጣ ሲሆን የተለያዩ አዙዋሪዎች ማር እያዞሩ በመሸጥ በአሁኑ ሰዓት የተለያየን ገቢ እያገኙ ይገኛሉ። እናም ምርታማ ነዉ።

ጎፈሬ! ይህ የፀጉር አይነት በተለይም በኢትዮጵያዉያን ቀደምት ዘንድ ከሚታወቁ የፀጉር አሰራሮች የሚታወቅ ሲሆን በተለይም የተበጠረ ፀጉርን እንደሚገልፅ ይታወቃል። በተለይ ይህ ፀጉር ጀግንነትን የሚገልፅ ነበር።

የትምህርት መሰረተ ልማት በሀገራችን እየተስፋፉ ካሉ የመሰረተ ልማት መካከል የሚጠቀስ ሲሆን ይህም በሀገራችን በተለያዩ ቦታዎች ላይ እየተስፋፋ ለህዝቡ ገጠራማ አካባቢ ተደራሽ እየሆነ ነዉ። ግን አሁንም መሰራት አለበት።

ብልጽግና በአሁን ሰዓት ፖለቲካ ፓርቲ ሲሆን፤ ይህም በስልጣን ላይ የሚገኝ የፖለቲካ ፓርቲ ነው። እና ለሕዝቡ የተለያዩ ፖለቲካዊ ጥያቄዎችን በማንሳት እና ምላሽ በመስጠት ላይ ሲገኝ ይህ ፓርቲ አሁን በአመራር ላይ ይገኛል። በተለያዩ ቦታዎችም ተቀባይነት አግኝቷል።

በቅሎ ይህ የመጓጓዣ አይነት በተለይ በአሁኑ ጊዜ ዘመናዊ የሆነ የመጓጓዣ አይነት ሳይሆን ኑሮ በፊት አባቶቻችን ይጠቀሙበት የነበረ የመጓጓዣ አይነት ነው። በተለይ ጋሪ ላይ ከምንጠቀምባቸው የመጓጓዣ አይነቶች መካከል በዋናነት ይጠቀሳል።

ድስት ይህ በቤት ውስጥ እናቶቻችን ከሚጠቀሙት ልዩ ከሆኑ እቃዎች መካከል የሚጠቀስ ሲሆን የተለያዩ ምግቦችን ለማብል እና ለመቀቀል የሚሆን የመሳሪያ አይነት ነው። በተለይም ውሃ ለማፍራት ይጠቀሙበታል።

ደቦ ይህ በሀገራችን ከሚታወቁ የሥራ ባህል መካከል የሚጠቀስ ሲሆን ፤ ይህም በተለያዩ የአገራችን ክፍሎች ላይ እየተስፋፋ የመጣ እና ይህም የሰዎችን አንድነት፣ ኅብረት ፣ እንዲሁም መተጋገዝ የሚያሳይ ነው።

የሰብል ግብርና ይህም በአገራችን በጣም የተለመደ ነው። ከሁሉም የግብርና ዓይነቶች መካከል የሚታወቅ የግብርና ዓይነት ሲሆን፤ ይህም በአገራችን የተለያዩ ቦታዎች ገበሬዎች እያረሱ የሚዘሩት የተለያዩ የሰብል በመጠቀም ነው።

ዝሆን በግዝፈቱ እትየለሌ የተባለ የእንስሳት አይነት ሲሆን በተለይም ትልቅነቱ ይታወቃል ሰዎች በተለይም እንደ ሰዎች በማዘን የሚታወቅ የእንስሳ አይነት ነው። ዝሆን በጣም በሳራማ ቦታ ይኖራል።

የአየር ዘገባ ዜና ይህ በተለይም በጠዋት ላይ የሚቀርቡ የዚህን ዓይነት በተለይ ቀኑን እንዴት እንደሚውል እና እንደ ሚሆን በተለያዩ ሳይንሳዊ ጥናቶች የሚያውልና የሚዘግብ ነው ። ያህ ደመናማ፤ ጸሃያም ፣ ዝናባም ፣ሞቃታማ የሚለውን ያጠቃልላል።

የጁስ ምርቶች የሚያስተዋውቅ ደግሞ በአሁኑ ሰአት እየበዛ ሲሆን የተለያዩ የጁስ ጭማቂዎችን በማስተዋወቅ በአሁኑ ሰአት ላይ አገልግሎት እየሰጠ ይገኛል።

የሥጋ መፍጫ ማሽን ብለን የምንጠራው የተለያዩ የስጋ ዓይነቶችን በመፍጨት ለህዝቡ እንዲሁም፤ የግለሰብ በራሳችን ለመጠቀም ተጠቃሚው ሲሆን ፤በአብዛኛው በአዝጋሚ አካባቢዎች ይገኛሉ።

ላም ፡ በኢትዮጵያ የተለያዩ አካባቢዎች እየተጠቀምብንባት የሚንገኝ የቤት እንሰሳት የምትጠቀስ ሲሆን ይች ጥቅማማ የሆነች የቤት እንሰሳ ናት። በተለይ ወተቶች፣ የወተት ተዋጾውችን የምንጠቀምባት ልይ የሆነች እንሰሳ ናት።

ሽቶ:- ይህ በሀገራችን ከተለመዱና ተለያዩ ሱፐር ማርኬቶች ከሚሸጡ እቃዎች መካከል ሲሆን የተለያዩ የሽቶ ማዓዛ ያላቸው እንዲሁም በተለያዩ አይነት የቀረቡ የሽቶ ምርቶችን ከተለያየ ድርጅት ይሸጣሉ።

ኩሪፍቱ ሪዞርት ይህ የመዝናኛ ቦታ በጣም ከሚታወቁ የመዝናኛ ቦታዎች መካከል የሚጠቀስ ሲሆን፤ ይህም የራሱ የሆነ የውኃ ፏፏቴዊች ያሉበት ልዩ ብዙ ሰዎችን የሚስብ ቦታ መካከል የሚጠቀስ ነው እና ሰዎችም እየሄዱ እየተዝናኑ ነው።

የፋሲል ቤተመንግስት ፦ ይህ በጣም ከሚወደዱ ቤተመንግስቶች መካከል የሚጠቀስ እና ስነህንጻውም ልዩ ሆነው ከተገነቡት መካከል የሚጠቀስ ነው ። ይህ ስነህንፃ በጣም የተጠበቡበትና ልዩ የሆነ ቤተመንግስት የሚያሳይ የራሱ የሆነ ቅርስ ነው ።

ሀና ቡና ቤት፦ ይህ ቡና ቤት በሀገራችን ከሚታወቁ የተለያዩ አነስተኛ ቡና ቤቶች መካከል የሚጠቀስ ሲሆን የተለያዩ ቡናዎችን ወይም ከቡና ጋር ተያያዥ የሆኑ ትኩስ መጠጦችን የምታቀርብ እና በጣም መበረታታት ያለባት ልጅ ናት ።

እንጦጦ፦ ይህ የእንጦጦ ብሔራዊ ፓርክ በሀገራችን ከሚገኙ ፓርኮቹ መካከል የሚጠቀስ ሲሆን ይህ ልዩ ከሆኑ ቦታዎች መካከል የሚጠቀስ እና የራሱ ጥቅሞች ያሉት እና የመንፈስ አዳሽ በሆኑ ቦታዎች ጥቅጥቅ ካሉ ደኖች መካከል አንዱ ነው።

ጆሮ ጌጥ ይህ የጌጥ ዓይነት በጆሮ ላይ የሚደረግ ጌጥ ሲሆን ፤ በተለይም በተለያዩ የሀገራችን ክፍሎች የተለያዩ ሴቶች የተለያየ ዓይነት የ ጆሮ ጌጥ ይጠቀማሉ። የሚሠራውን ከተለያዩ አይነት እቃዎች ሲሆን፤ የተለያዩ ፈርጠም ይጠቀማሉ።

ካድማስ ባሻገር ይህ መጽሐፍ በጣም ተወዳጅነት ከአተረፉ የመጽሃፍ ዐይነቶች መካከል የሚጠቀስ ሲሆን፤ ይህ በጣም የሚታወቀ የልቦለድ ታሪክና ሰዎች በኢትዮጵያ ዘንድ ተቀባይነት ካተረፉበት መጽሐፈ ይህ ነው ::

ለምለም ሆቴል ይህም በጣም ተወዳጅነትና ተቀባይነትን ካተረፉ የሆቴል መካከል የሚጠቀስ ሲሆን በተለይም በአገራችን ከታወቁ የሆቴል እና የተለያዩ የጾምና የፍስክ ምግቦችን እያቀረበ ጣፋጭ የተከሸኑ ምግቦችን ያቀርል ።

የስነ-ጥበብ ትምህርት ይህ ትምህርት በሀገራችን በአሁኑ ሰዓት ላይ እየተሰጠ ያለ ሲሆን ስለ ጥበብ ምንነት ስለ ጥበብ ስፋት እንዲሁም ስለ ጥበብ ያለው ነገር ተያያዥ የሆኑ ነገሮች የሚያስተምር የጥበብ የስነ-ጥበብ ትምህርት ይባላል። እና በተለያዩ ክፍሎች እየተሰጠ ነው።

ማዲንጐ አፈወርቅ ይህ ድምፃዊ በጣም ታዋቂና ተወዳጅ የሆኑ ከሚባሉ ድምፃዊ መካከል የሚጠቀስ ሲሆን ይህ የሙዚቃ ቃናው ለየት ባለ እና የራሱ የሆነ ያዘፋፈን ስልት ያለው ድምጻዊ ነው። በተለይ በቅርቡ ህይወቱ እንዳለፈ ይታወቃል ።እና እሳዛኝ ነው።

ብራና ይህ በአገራችን ከሚታወቁት የጽህፈት መሳሪያዎች መካከል ወይም የተፃፈባቸውን ልዩ ጽሁፎች መካከል የሚጠቀስ ሲሆን ይህ በሃገራችን በዋነኝነት በአሁኑ ሰዓት በአገልግሎት ላይ ከሚገኙ የጽሁፍ አይነቶች መካከል ይጠቀሳል። ብራና ልዩ ሆኖ ተጽፎ እና በአሁኑ ሰዓት ክልል የፁሑፍ አይነቶች አንዱ ነው።

ፀበል ። ፀበል ምንለው በኢትዮጵያ ኦርቶዶክስ ምእምናን ዘንድ እንዲሁም ሀይማኖት ዘንድ ትልቅ ተቀባይነት ያለው የፍትውን መጠጥ ሲሆን ይህም የተቀደሰ ውሃ ማለት ነው ። ይህ በአባቶች ቃል የተለያዩ ቅዳሴዎች ተደርገውበት ሚቀርብ መጠጥ ነው ።

የዶሮ እርባታ ። ይህ የግብርና ዘርፍ በጣም ታዋቂ እየሆነ የመጣ እና አሁን አሁን እየተስፋፋ ያለ የግብርና ዘርፍ ሲሆን በአሁን ሰዓት ተወደጅነትን እያተረፈ ነው ። የተለያዩ ሰዎች በዚህ ስራ ላይ እየተሰማሩ ሲገኝ ምርታማነታቸውም እየጨመረ ነው ። ይህም የስራ ዘርፍ ተወዳጅ ።

እስቶብ ይህ በቤት ውስጥ ከምንጠቀምባቸው የእቃ አይነቶች መካከል የሚጠቀስ ሲሆን በተለይም እናቶቻችን በአሁኑ ሰዓት እየተጠቀሙበት ይገኛሉ። ይህም በተለያዩ የምግብ ማብሰያዎች እና ለተለያዩ ለማፍያነት የምንጠቀምበት ነው።

እግር ኳስ ይህ ልዩ የሆነ ስሜት የሚሰጥ በጣም በዓለማችን ላይ ተወዳጅነትን ያተረፈ ኳስ አይነት የስፖርት አይነት ሲሆን፤ ይህም በሁለቱ ክለቦች መካከል የሚደረግ ትልቅ ፍልሚያን የሚያሳይና እኔ እበልጥ እኔ እበልጥ የሚባሉበት ልዩ የሆነ ፍትጊያ ነው።

እናት ጓዳ ሽሮ ቤት፡- ይህ ሽሮ ቤት በአዲስ አበባ የሚገኝ ሲሆን ፤ ይህ ሽሮ ቤት በጣም ተወዳጅነት ካተረፉ፥ በጣም ተወዳጅ የሆኑ ሽሮዎችን በማቅረብ እና ለህዝቡ በመስጠት የሚጠቀስ የሽሮ ቤት ነው። እና ይህ ሽሮ ቤት በጣም ታዋቂ ከሆነች ይጠቀሳል።

አምባሰል በኢትዮጵያ የሙዚቃ ስርዓት ውስጥ ከሚታወቁ የስራ ዘርፎች መካከል ወይም የሙዚቃ አይነቶች መካከል የሚጠቀስ ሲሆን ይህም በአገራችን ተወዳጅነት ካተረፉ የሙዚቃ ባህሪያት መካከል የሚጠቀስ ነው። አሁን አሁን ደግሞ በጣም ተወዳጅነቱ ሰፍቷል

ግብርና ይህ በሀገራችን በጣም ተወዳጅ ከሚባሉ የስራ ዘርፎች መካከል የሚጠቀስ ሲሆን ይህም በጣም ታዋቂ ከሚባሉት የሀገራችን የስራ መስኮች ውስጥ አንደኛው ነው። እና ግብርና በአሁኑ ሰአት እየተስፋፋ ይገኛል።

ዋርካ ፡-ይህ በሀገራችን እየተጠቀምንበት ካለው ልዩ የሆነ የዛፍ አይነት መካከል የሚጠቀስ ሲሆን በተለይ በሀገር በቀል እፅዋትነት በዋናነት ከሚጠቀሱ እፅዋቶች መካከል አንደኛው ነው ።አሁንም አገልግሎት እየሰጠ እና በአገልግሎት ላይ የሚገኝ የእፅዋት አይነት ነው ።ይህ በጣም ጠቃሚ የሆነ የእፅዋት

የመንገድ መሰረታዊ አገልግሎት በተለይ በሀገራችን ተደራሽነቱ እየሰፋ ያለ እና በጣም መሰራት ያለበት የመሰረታዊ አገልግሎት አንዱ ነው ። በተለይ በገጠራማ አካባቢዎች ብዙ ተደራሽ እየሆነ ያልሆነ እና ብዙ መሰራት አለበት ።

የጀጎል ግንብ በሀገራችን ከሚታወቁ ልዩ የስነ ህንፃ ጥበብ ከተካነበት ቦታ መካከል የሚጠቀስ ሲሆን ይህ በተለይም በሀረር ክልል የሚገኝ የሆነ የሐረር ህዝብ መገለጫ ከሆኑት መካከል ይጠቀሳል። ይህ ልዩ የሆነ የስነ ህንፃ አሰራር በጣም ተወዳጅ ነው።

ለስላሳ ይህ መጠጥ በሀገራችን እየተለመደ የመጣ እና አሁን አሁን እየተስፋፋ የመጣና ሲሆን ይህም ከአልኮል ነፃ መጠጥና ሰዎች አገልግሎት እየተጠቀሙበት ያሉበት የሚገኝ የመጠጥ አይነት ነው ።እና አገልግሎት ላይ ይገኛል ።ብዙ አይነት የለስላሳ መጠጦች አሉ።

መጽሐፍ ቅዱስ በጣም በአለማችን ላይ ሽያጭ በአንደኛ ደረጃነት የሚቀመጥ መጽሐፍ ሲሆን ይህም በጣም ታዋቂ እና በሰዎች ዘንድ ተወዳጅነትን ያተረፈ የኢየሱስ ክርስቶስ አስተምህሮቶችን የያዘ የመጽሐፍ አይነት ነው።

በር ይህ የተለያዩ የበር ፅቅርጾችን በመጠቀም የምናስጌጥበት የማስጌጫ መንገድ ሲሆን ይህም በተለይም በቀድሞ ጊዜ አባቶችን ከተለያዩ እንጨቶች የሚሰሯቸው የበር አይነቶች ነበሩ።

ጋሪ በሀገራችን በተለይ በተለያዩ ቦታዎች ላይ ከምንጠቀምባቸው እቃ ማጓጓዣዎች መካከል የሚጠቀ ሲሆን በተለይም ዘመናዊ የሆኑ የመጓጓዣ አይነቶች ሳይመጡ በፊት ሰዎች በባህላዊ መንገድ የሚጠቀመበት የመጓጓዣ አይነት ነበር ::

ወገሻ ይህ የወገሻ አይነት በሀገራችን ከሚታወቀው ልዩ የሆኑ የህክምና አይነቶች መካከል የሚጠቀስ ሲሆን ይህ የተለያዩ እናቶች አባቶች የሚሰጡትና ጥበብቶች ናቸው :: እኝህም የተለያዩ ጉዳቶች ወለምታ፣ ስብራት ያሲያጋጥም ህመም የምንታሽበት ልዩ ባህላችን ነው ::

እባብ ይህ በዱር እንስሳት ከምናቀው የእንስሳ አይነት ሲሆን በተለይ በደረት ከሚሳቡ የዱር እንስሳት መካከል የሚታወቅ ነው። በጣም አስፈሪ እና በሰዎች ዘንድ ተቀባይነት የሌለው የዱር እንስሳ አይነት ነው።

ሙዝ በጣም ጣፋጭ ከሆኑ የፍራፍሬ አይነቶች የሚጠቀስ ሲሆን ለጤና ፍቱን መዳኒት ነው ተብሎ ይታሰባል። ጣፋጭነቱ ደግሞ የጎላና ነው በተለያየ ቦታዎች የሚበቅል እና ለጤና ተስማሚ ነው::

የፋሲለደስ ቤተመንግስት በኢትዮጵያ ከሚታወቁ ልዩ ከሆኑ ቦታዎች መካከል የሚጠቀስ ሲሆን ይህ ቤተመንግስት በጥንት በአፄ ፋሲል የተሰራ ሲሆን እስካሁን ድረስ በታሪክ ቅርስነት ተቀምጦ ዘመን ተሻጋሪ የሆነ ቅርስ እንደሆነ ይታወቃል።

ግራር፦ ይህ በሀገራችን በበረሃማ አከባቢ በመብቀል ከሚታወቁ የእፅዋት አይነቶች መካከል የሚጠቀስ ሲሆን ይህ እሾህአማ በደረቃማ ቦታ ላይ የሚበቅል የእፅዋት አይነት ነው። ይህም ለክሰልነት እንጠቀምበትአለን።

ጉድሮ ይህ ልዩ የሆነ የፀጉር አሰራር ሲሆን በተለይም በኢትዮጵያ በገጠር አካባቢዎች የተለመደና ወንዶች የሚጠቀሙበት የፀጉር አሰራር ነው በጣም ተወዳጅ ከሚባሉ አሰራሮች አንዱ ነው።

ዋና ይህ የስፖርት አይነት በጣም የተለመደ እና በተለያዩ ሀገራት ላይ እየተደረገ ያለ የስፖርት አይነት ሲሆን ይህም ሰዎች እንደ አሳ ሁነው ውብ ሁነው የሚዋኙበት ስርአትን የሚያሳይ ነው ። በተለይም በተለያዩ ርቀቶች ይከወናል ።

የሐዋሳ ማህበረሰብ ።ይህ ማህበረሰብ በጣም ታዋቂ ከሆኑ ማህበረሰቦች መካከል የሚጠቀስ ሲሆን ይህ ሃዋሳ አሁን ላይ እድገት ላይ የምትገኝ እና የራሷ የሆነ ባህል፣ እሴት እንዲሁም ወግ ያላት ማህበረሰብ ናት።

እስልምና፦ በኢትዮጵያ ከሚታወቁ የሀይማኖት አይነቶች መካከል የሚጠቀስ ሲሆን ይህ እስልምና በሀገራችን እየተስፋፋ እና በአሁን ላይ እየታወቀ ያለ የሐይማኖት አይነት ነው። እና እስልምና ወደ አገራችን በአስራ ስድስተኛው ክፍለ ዘመን ገብቷል።

የንግድ ዜና ይህ የዜና አይነት የተለያዩ የንግድ ዜናዎችን የንግድ ሀሳቦችን እንዲሁም የንግድ ልውውጦችን የትኛው የንግድ ዘርፍ አዋጭ እንደሆነ ምን ያህል ትርፍ እንዳመጣ እንዲሁም በንግዱ ላይ የታዩ የኪሳራ አድነቶችን የሚዘረዝር የንግድ ዜና ነው ።

የጤና መሰረታዊ የአገልግሎት ለህዝቦች ተደራሽ እንዲሆን ታስቦ እየተሰራ ቢሆንም ግን አሁንም መሰራት ያለበትና ብዙ የሚጠበቅበት የስራ ዘርፍ ነው:: እና ሰዎችም አሁን አገልግሎት ለማድረስ እየሞከሩና እየጣሩ ሲገኙ አሁን ድረስ ግን እየተቻለ አይደለም ::

ፋሲል ከነማ ተወዳጁ የጎንደር ከተማ እግር ኳስ ክለብ ሲሆን ይህም ተወዳጅነት ያተረፈ እና በአሁኑ ሰዓት ልዩ የሆነ የእራሱ አርማ ያለው ነው። በተለይም በቀይና በነጭ ቀለም ያሸበረቀ ክለብ ነው ።

ባርኔጣ ይህ የፋሽን አይነት በተለይም በአገራችን አባቶች ዘንድ ብዙ ተቀባይነት ያለው የኮፍያ አይነት ሲሆን ይህም ለፀሐይ መከላከያና ሞገስ እየሚሰጥ የኮፍያ አይነት ነው።

ፍቅር እስከ መቃብር ይህ በጣም ተወዳጅ በኢትዮጵያን ዘንድ ትልቅ ክብር የሚሰጠው የመጽሀፍ አይነት ሲሆን ይህም የፍቅርን ጥግ ያሳየበት እና የሀዲስ አለማየሁ ምን ያህል ጥበበኛ የሆነ ደራሲ እንደሆነ የታየበት ድንቅ የፍቅር ልብወለድ መፅሐፍ ነው።

የልብስ ንግድ ይህ የተለያዩ ልብሶችን በማምረት እንዲሁም ከተለያዩ አምራች ድርጅቶች በመቀበል የማከፋፈልና የመሸጥ የንግድ አይነት ሲሆን ፤ ይህም በሀገራችን የተለመደና በተለያዩ ቦታዎች እየተደረገ ያለ የንግድ ስርዓት የሚያሳይ ነው።

ጠመኔ ይህ በአገራችን በተለይም መምህሮች የሚጠቀሙበት ለማስተማር ተብሎ የተዘጋጀ የፅህፈት መሳሪያ ሲሆን ይህ ጠመኔ በሀገራችን የተለያዩ ብላክ ቦርዶች ላይ በመፃፍ እንጠቀምበታለን። ይህ በአሁኑ ስዓት አገልግሎት ላይ በመስጠት በትንሽ በአናሳ ደረጃ ነው።

ሞሶብ ይህ በኢትዮጵያ ከሚታወቁ የቤት ውስጥ ዕቃዎች የሚጠቀስ ሲሆን ይህ ዕቃ በጣም ተወዳጅ የሆነ ዕቃ ነው። በተለይ ከእህል ጋ የተያያዘ እና ለእህል ምን ያህል ክብር እዳለን ኢትዩጲያውያን የሚያሳይ ልዩ ዕቃ ነው።

የሱፍ ምርት በሀገራችን በተለያዩ ቦታዎች የሚካሄድ እና በጣም ተወዳጅ ከሆኑ የግብርና ምርቶች መካከል የሚጠቀስ ሲሆን ፤ ይሄ የግብርና ምርት የተለያዩ ልብሶች ለመስራት የሚያስፈልጉትን የጥጥ እንዲሁም የተለያዩ ሱፎችን በማምረት ይታወቃል።

የጎንደር ማህበረሰብ ይህ የራሱ የሆነ ልዩ ያለባበስ ፣የአመጋገብ እንዲሁም አበላልና መጠጥ ያለው ሲሆን ይህ ማህበረሰብ በጣም ተቀባይነትን ካላቸው እና ተወዳጅ ከሆኑ ማህበረሰቦች መካከል ይጠቀሳል። ይህ በህዝብ ተቀባይ እንግዳ ተቀባይነቱም ይታወቃል።

መጋረጃ ይህ ለቤት ውስጥ ለማስጌጫነት ከምንጠቀምባቸው ዕቃዎች መካከል የሚጠቀስ ሲሆን፤ ይህም የራሱ የሆነ ጥቅም ያለውና በተለይም ፀሐይ ለመክፈልና ቤት ውስጥ ውበት ለመጨመር ከምንጠቀምባቸው ዕቃዎች አንዱ ነው።

የአበባ ማስቀመጫ ይህ በቢሮዎች ውስጥ እየተለመደ የመጣ የዕቃ ማስቀመጫ ሲሆን በተለይም የተለያዩ የአበባ አይነቶች ለማስቀመጥ የምንጠቀምበት እና ቢሮአችንን ለማስዋብ ከምልንጠቀምባቸው ዕቃዎች መካከል የሚጠቀስ ነው።

የመከላከያ ሰራዊት ይህ በሀገራችን ከሚታወቁ የህግ አስከባሪዎች መካከል የሚጠቀስ ሲሆን ይህ ለሀገር ደጀን እና ዳር ደንበር በማስጠበቅ የኢትዮጵያን ህልዉና ለማስጠበቅ ሲል በዱር በገደል የሚኖረውን የሚያሳይ ነው::

የጎጆ ቤት ይህ በሀገራችን እንዲሁም በተለያዩ ቦታዎች የሚገኝ ሲሆን በጣም ተወዳጅና በጣም የቤት አሰራር ዘዴዎች መካከል የሚጠቀስ ነው። በተለይም የሳር እና ምንጨት በማዋቀር ልዩ የሆነ ለብዙ ጊዜ የሚቆይ ቤት መስራት ነው።

ወጌሻ ይህ የ ባህላዊ ህክምና አይነት ሲሆን ፤ በተለይም በአገራችን የተለመደና በተለያዩ ቦታዎች የሚገኝ የሕክምና ዓይነት ነው። በተለይም የተለያዩ ስብራት፣ የወገብ ህመም ፣እንዲሁም የተለያዩ ወለምታ ሲኖር እንጠቀመዋለን።

ብስክሌት በባህር ዳር ከተማ ህዝብ ዘንድ ትልቅ ቦታ ከሚሰጣቸው የመጓጓዣ ዓይነቶች መካከል የሚጠቀስ ሲሆን ፤ ይህም በአብዛኛው የከተማው ህዝብ የሚጠቀምበት እና ከቦታ ቦታ ለመንቀሳቀስ ብለው የሚውልበት መሽከርከሪያ ነው።

ባህርዳር በጣም ከሚታወቁ ልዩ ቱሪዝም መስብን ከሆኑ ቦታዎች መካከል በተለይም በጣና ዙርያ መቀመጧ ውብ ካደረጓት መገለጫዋታዎች መካከል ይጠቀሳል። ባህርዳር ብዙ የቱሪስት መስህቦች አሉት።

የዲባባ ቤተሰብ፡- ይህ ቤተሰብ የሚታወቀው በተለይም በሩጫው ዓለም የሚታወቅ ቤተሰብ ሲሆን ፤ ይህ ቤተሰብ የተለያዩ ራጮችን የያዙ እህትማማቾች ያሉበት ነው። በተለይም ገንዘቤ ዲባባና ጥሩነሽ ዲባባ በዋናነት ይጠቀሳሉ።

የድልድይ መሰረተ ልማት ይህ መሰረተ ልማት በአገራችን ከሚጠቀሱ የመሰረተ ልማት አይነቶች መካከል የሚጠቀስ ሲሆን በተለይም በሀገራችን በተለያዩ ቦታዎች እየተስፋፋና ለህዝቡ ተደራሽ የሆነ ካለ መሠረተ ልማት አንዱ ነው ።

ቂጤማ ቤት ውስጥ ከምንጠቀማቸው ልዩ የሆኑ የማስጫ መንገዶች ስህን ይህ ኢትዮጵያዊነትን የሚያብስ ልዩ የሆነ ተፈጥሮ ነው ።በተለይም በበዓላትና በተለያዩ ዝግጅቶች ላይ እንዲሁም በኦርቶዶክሳዊያን ዘንድ ልዩ ቦታ የሚሰጠው የቤት ውስጥ ማስጌጫ ነው ።

ስልኮን ያጥፉ! ይህ የሙዚቃ መሳሪያ በአብዛኛው ጊዜ በአገልግሎት ላይ እየተጠቀምንበት ያለው አገልግሎ በተለያዩ በቤተ መጻፍት እና በተለያዩ ቦታዎች ላይ እየተጠቀምን የምንገኘው ቤት ውስጥ የተለያዩ ቦታዎች ድምጽን እንታጠፉ ነው።

ምጣድ በቤት ውስጥ ለብዙ አገልግሎቶች የምንጠቀምበት ሲሆን ይህም ለሰዎች በጣም ብዙ ጥቅሞችን እየሰጠ ይገኛል። በተለይም ጣፋጭ የሆኑ ዳቦዎችን ለመጋገር እና ለመስራት እየተጠቀምንበት ነው። እና ይህ ጥቅሙ ብዙ የሆነ ነው።

ወንድማማቾች ምግብ ቤት ይህ በተለያዩ በፆምና በፍጹም ምግቦች የሚታወቅ ሲሆን በተለይም በቁርጥ ስጋ በሚገኝ እንዲሁም ክትፎ ስጋዎችን በማቅረብ የሚታወቅ ልዩ የምግብ ቤት ነው።

አምባር ፦ ይህ የጌጥ ዓይነት በጣም ታዋቂ እና የኢትዮጵያውያን እንስቶች ዘንድ በጣም ተወዳጅነት ካተረፉ የጌጥ አይነቶች ሲሆን ይህም ለውበት መገለጫ ሴቶችን አጉልቶ ለማሳየት እና ልዩ ውበት እንዳላቸው ለማሳየት ይጠቀሙበታል ።

የህክምና ትምህርት ይህ በሀገራችን በተለያዩ የትምህርት ተቋማት እየተሰጠ የሚገኝ ሲሆን ይህም በአሁኑ ሰአት ተወዳጅነትን ካተረፉ የህክምና ትምህርቶች መካከል አንደኛው የፋርማሲ ነው። ይህ ፋርማሲ የምንለው የተለያዩ መድኃኒቶችን የምንማርበት ነው።

ወንበር ይህ በቤት ውስጥና በቢሮ እቃዎች የምንጠቀመው ሲሆን ይህም የራሱ የሆነ መቀመጫና መደገፊያ ያለው ይህ በተለምዶ በተለያዩ ቢሮዎች ውስጥ ይገኛል። በጣም ተሽከርካሪ ወንበሮች ዘመናዊ ወንበሮች እየመጡ ሲሆን አሁን ላይ ቢሮ ውስጥ ዘመናዊነትን እየገለፀ ነው።

ፖሊስ ይህ የስራ ዘርፍ በአሁኑ ሰዓት የሚገኝ የስራ ዘርፍ ሲሆን በተለይም ወጣቱ የተሰማራበት ።የተለያዩ ፖሊሶች የህዝብን ሰላም ለማስጠበቅ በአንድነት በመቆም ለህዝብ ሲሉ የሚታገሉበትን የሚያሳየና ለህዝቡ አገልግሎት የሚሰጡ ናቸው።

ግሽ አባይ ይህ በተለያየ ዉበትን፣ ለዛን ፣የተፈጥሮ አያልነትን የሚያሳይ ትልቅ ቦታ ሲሆን ይህም በጎጃም ውስጥ የሚገኝ ልዩ የሆነ የአባይ ፏፏቴ የሚያሳይ ቦታ ነው።

ፀጉር ማስያዣ ይህ የጌጥ ዓይነት በተለያዩ ሴቶች የሚጠቀሙ ሲሆን በተለይም ሴቶች ጸጉራቸውን ለማስያዝና ለማስጥ የሚጠቀሙበት ልዩ የሆነ የማስጌጫ አይነት ነው በተለያዩ ጊዜያት የምንጠቀመውና ይህ የፀጉር ጌት በአሁኑ ሰዓት አገልግሎት እየሰጠ የሚገኝ ነው ::

የባህር ዳር እግር ኳስ ክለብ ፦ ይህ የእግር ኳስ ክለብ በጣም ተወዳጅ ከሚባሉ የእግር ኳስ ክለቦች የሚጠቀስ ሲሆን ይህም የራሱ የሆነ አርማ መለያ አለው ።ይህም ባህርዳርን በሚገልጽ መልኩ የተዋቀረ እና የራሱ የሆነ መገለጫዎች ያሉት የእግር ኳስ ክለብ ነው ።

ሬዲዮ። ይህ በሀገራችን ከሚታወቁ የኤሌክትሮኒክስ መሳሪያዎች መካከል የሚጠቀስ ሲሆን ይህም ከገበሬዎች ዘንድ ልዩ አክብሮት ይሰጠዋል። ማለትም መረጃ ለማግኘት ሲሉ በተለያየ ቦታ እየተጠቀሙበት እና እየተገለገሉበት ይገኛል።

የኢትዮጵያ ምርጫ ቦርድ ይህ የራሱ የሆነ አርማ ያለው ሲሆን የተለያዩ ምርጫ ነክ ጉዳዮችን እና ስለ ምርጫ የሚያትቱ ዜናዎች የተለያዩ የምርጫ ነገሮችን የሚያወጣ የምርጫ ቦርድ ሲሆን ይህም የራሱ የሆነ አርማ እና መገለጫ አለው ።

ማንጎ ፦ ይህ በተለያዩ በሀገራችን ክፍሎች የሚታወቅና ተወዳጅ የሆነ የፍራፍሬ አይነት ሲሆን በጣም ጣፋጭና በተለይም በባህርዳር ከተማ የሚታወቅና በባህርዳር ከተማ ህዝብ ዘንድ ተቀባይነት ያለው የፍራፍሬ አይነት ነው ።

ፈረስ ይህ በሃገራችን ከተለመዱ የመጓጓዣ አይነቶች መካከል ሲሆን በድሮ ጊዜ በቀድሞ በአባቶቻችን የተለያዩ አገልግሎቶችን ይሰጥ ነበር። ለነገስታት እና መኳንንት እንደ መጓጓዣ ሆኖ የሚያገለግል ነበር።

የፋሲል ከነማ ይህ የእግር ኳስ ክለብ የራሱ የሆነ ባንዲራ እና ማልያ ያለው ሲሆን በተለይም የቀይ እና ነጭ ባንዲራ ይታወቃል። ይህ የእግር ኳስ ክለብ በጣም ተወዳጅ ከሚባሉ የአማራ ክልል እግር ኳስ ክለቦች መካከል ይጠቀሳል።

የኢትዮጵያ ባንዲራ ልዩ ከሆኑ ቀለማት አረንጓዴ፥ ቢጫ፥ ቀይ የተዋቀረ ሲሆን ይህም አባቶቻችን በቀስተ ደመና ደማቅ የሆኑትን ቀለማቶች በመውሰድ ለሀገራችን እንዲሆን አቅርበውታል ይህም ለሃገራችን ልዩ የሆነ ውበትና ትርጉም አለው።

ነብር ይህ የዱር ዉስጥ እንስሳ ሲሆን በተለይ በጣም ቁጡ እና አስቸጋሪ ከሚባሉ እንስሣት መካከል ይጠቀሳል፤ ካልደረሳችሁበት ግን አይደርስም ይህ የታወቀ ሃቅ ነው። በተለይ ነብር የራሱ የሆነ መገለጫዎች አሉት።

አልቦ ይህ የጌጥ አይነት ሲሆን በተለይም በገጠራማዉ አካባቢዎች ሴቶቻችን የሚጠቀሙት የጌጣጌጥ አይነት ነዉ። ይህም በተለያዩ ቦታዎች ላይ የምንጠቀም ሲሆን ከተለያየ አይነት ሊሰራ ይችላል። ለሴቶቻችን እንደ ዉበት መገለጫ ነዉ።

የዓባይ ድልድል ልዩ ሆኖ የተሰራዉ ሲሆን ይህም በተለይ በሀገራችን ካሉት ትላልቅ ወንዞች በዋነኝነት የሚጠቀሰዉ ዓባይ ላይ የተሰራ መሆኑ ልዩ ያደርገዋል። ይህም ሀገራችን ለወንዞች ማቋረጫ ከተሰሩ የሚገራርሙ ድልድዮች መካከል በዋነኝነት ሊጠቀስ ይችላል።